የሆነ የወጣት ከታች ነጭ ሸሚዝ የለበሰ ከላይ ነጭ ሸሚዝ የለበሰ ከእግሩ ከዘንጉ በላይ እና እንዲሁም፤ ከላይ ደግሞ ከአንገቱ በታች የሚታይ ወጣት ወንበር ላይ ቁጭ ብሎ ደግሞ በአንገቱ ወደ መሬት በግራጫ እንካው ላይ ተመልክቷል።

አንድ የባህል አልባሳት መሸጫ መደብር ውስጥ በጣም ብዙ ነጠላዎች ገቢዎች ታጥፋ ከመሬት ላይ ተቀምጦ እንዲሁም ደግሞ የሚያማምሩ ቀሚሶ ነጠላዎቹ ደግሞ ከላይ ከላይ ተይዘው እንዲሁም ደግሞ ሁለት ወንበሮች ይታያሉ።

በአንድ እሩም ውስጥ በጣም ብዙ የተለጠፉ እስኮየር እስኮየር የተደረጉ ወረቀቶች ተለጥፈው በምስሉ ላይ ያለን እንዲሁም 1 ቀይ የተሸጥ የለበሰች ሴት ደግሞ አንደኛውን የተለጠፈውን ምስል በማስመያ ስትጠቁም በምስሉ ላይ እንመለከታለን።

ዋው! በጣም ታላቅ የሩጫ መርሀግብር ተዘጋጅቶ 1 ወጣት ልክ አንደኛ ሆኖ ጨርሶ እየገባ ይታያል እንዲሁም ከዳርና ከዳር ላይ ደግሞ መግቢያ ገመዱን የያዙለት ሁለት ወጣት ሴት ልጆች ይታያሉ። እንዲሁም ከላይ ደግሞ የታላቁ ሩጫ በኢትዮጵያ አትሌት ማህሌ ት አትሌት ቢኒያም መሐሪ እና ሊናቸው አሸናፊ ሆኑ የሚል ይታያል።

የትምህርት ሚኒስቴር አርማን ተመልክቷል በዚህ በትምህርት ሚኒስቴር ከላይ ትምህርት ሚኒስትር የሚል በአማርኛ ተጽፎ ይታያል ከስሩ ላይ ደግሞ ሚኒስትሪ ኦፍ ኢዱኬሽንየሚታያል ከመሃል ላይ ደግሞ ነጭ ነገር ይታያል ከነጩ ደግሞ በተለያዩ ከለር የተጻፉ መጽሃፍትን ተቀምጦ ይታያል

ዋው በጣም የሚገርም የአንድ ህፃን ልጅ የልደት ክብረ በዓል እየተከበረ የሚገርም ዲኮሬሽን ተሰርቶ ይታያል። ተጠቅልለው ወደ ላይ በላይ በኩል እና እንዲሁም ደግሞ በስር ወደ ቀኝ በኩል በቀኝ በኩል ይታያል። የህጻኑ ልጅ ፎቶ ይታያል። ይታያሉ

አስፓልትን ተመልክቷል በዚህ ፓርት ላይም አንድ ከታች ጥቁር ነገር ከላይ ደግሞ የለበሰ ሰውዬ እየተጓዘ ተመልክቷል ከዚህ ሰዉዬ በጀርባ በኩል ደግሞ አንድ መኪና ትታያለች እንዲሁም ከዚህ ሰውዬ በኩል በእግራችሁ በኩል ደግሞ ብዙ ሰዎች እና መኪኖችን ተመልክቷል ከመኪናዎቹ በጀርባ በኩል ደግሞ ትልቅ ቤተ መንግስትም ተመልክቷል

ዋው በጣም የምትገርም እና የምታምሪው የሆነ ፎቆች ይታያሉ ባህርዳር ዩኒቨርስቲ ውስጥ ያሉ እንዲሁም ደግሞ አንድ ሀውልት ይታያል ደግሞ አንድ ሰው በቀኝ እጃቸው የሆነ ዋንጫ ነገሬ ሰው ይታያሉ ደግሞ ያወጡ ዙሪያውን መጽሐፍ የሚያነቡ ሰዎች ተቀምጦ ይታያሉ

የጂም መስሪያ አዳራሽን በምስሉ ላይ ተመልክቷል፤ በዚህ የጅም መስሪያ ኣዳራሽ ብዙ ለጅም መስሪያ የሚውሉ ተተኝቶ፣ ተጐምብሶ የሚሠራባቸው፤ ተቁሞ የሚሠራባቸው ብዙ የጂምናዚየም እቃዎችን በምስሉ ላይ ተመልክቷል። እንዲሁም ከዚህ አዳራሽ ውስጥ ሶስት ጅም የሚሰሩ ሰዎችን ፓስተር ለጥፈዋል፤ እንዲሁም ደግሞ በግራ በኩል የመታየት ምስል ተመልክቷል።

በአዲስ አበባ ዩኒቨርሲቲ የመጀመሪያ ዲግሪ እና የሁለተኛ ዲግሪ ተመራቂ ተማሪዎች መመረቂያ አዳራሾች ተሰብስበው ይታያሉ ከአዳራሹ ከፊት ለፊት የሁለተኛ ዲግሪ ተማሪዎች ተቀምጠው ሲታይ ከጀርባ ላይ ደግሞ የሁለተኛ ዲግሪ የተመራቂዎች ተቀምጠዋል

የኢትዮጵያ የሃይማኖት ተቋማት ጉባኤ የሚል አርማ ይታያል እንዲሁም ከመሃል ላይ በጣም የምትገርም እርግብ የምታምር ተስላ እየበረረች ትታያለች። ከታች ደግሞ በእንግሊዝኛ የተፃፈ ጽሑፋ አለ።

ከስር በብረት የተገለገለ ከላይ ደግሞ በእንጨትና በቆርቆሮ የተገለገለ ትልቅዬ አዳራሽ የንብ መሸጫ ቀፎ አዳራሽ ተመልክቷል። እነዚህ ይቀፎቹ በጣም ቁጥራቸው ብዙ የሆኑ ቀፎዎች በስር እና ከላይ የሆኑ ተደርድረው ተቀምጦ ይታያል።

ለምግብነት የሚውልና ስሙ ቀይ የተባለ ከስር ግማሽ ወገቡ አፈር ለብሶ ከላይ ከግማሽ ወገቡ በላይ ደግሞ እንዲሁ እየታየ እንዲሁም ከላይ ቅርንጫፎቹ ደግሞ ግማሾቹ ወደ መሪ ተመልሰው ወድቀው ግማሾቹ ደግሞ ቁመው ይታያል።

ለሁለት የተከፈሉ የስንዴ ምርቶች ይታያሉ። እንዲሁም ን አንደኛዋ መኪና ከአንደኛው የስንዴ ፖርት ላይ እየሰበሰበች ትታያለች። ከነዚህ ስንዴዎች ከጀርባ በኩል ደግቦ መልካአ ምድር እና አንዳንድ እጽዋቶች አልፎልፎ በቅለው ይታያልሉ። ከእጽዋቶች ጀርባ ደግሞ ታላቅ የባህር ቅያኖ ሲይታያል።

የግንባታ ቦታን ተመልክቷል። በዚህ ግንባታ ቦታ ላይ ከስር ላይ አንድ ስቴፕ የተገንባ ሲሆን ከላይ ላይ ደግሞ አንድ ስቴፕ ለመገንባት ፌሮዎችን አስቀምጦ ይታያሉ። ሁለት ከዳርእና ከዳር ላይ ትላለቅ ፌሮዎችን ያቆመ ሲሆን እንዲሁም ደግሞ አግድም ደግሞ አንድ ደረጃ ፌሮዎችን አስቀምጧል። ከውስጥ ላይ ደግሞ ድንጋዮችና ፈሮች ይታያሉ።

ዋው በጣም የምግርም እና የሚያመር ዲዛይን ያላት የቁም ሳጥን ትታያለች። ከታች በዚህ በግራ በኩል አንድ ኮምፕሬት መሳቢያ ያላት ሲሆን በቀይ በኩል ደግሞ ባለ ሁለት ኮምፕሬት መሳቢያዎች ይታያሉ። እንዲሁም በቀይ በኩል ወደ ላይ ደግሞ እቃቃዎች ማስቀመጫ ደግሞ ይታያሉ ።ከሕቃቃዎች ማስቀመጫ ላይ ምቃዎቹ ተደርድረው ይታያሉ። በዚህ ወደ ቀይበኩል ሲል ደግሞ መስታየቷ ተታያለች።

በአንድ ትልቅ የደሮውም አርቢያ መካዝን ውስጥ ብዙ ደሮዎች እና ሁለት ሰዎች ደግሞ ለደሮዎች ጥሬ እየሰጡ ይታያሉ። ከሰዎቹ በጀርባ በኩል ደግሞ አምፖሏ ትታያለች እንዲሁም የቁርቁ የጥሩ ደግሞ ይታያል።

በጣም ከሚያማምር ከነር የተሰፉ መሰቦች ተደርድረው እንዲም ደግሞ፤ ትናንሽ በሳይዝም የተለያዩ ትናንሽ ከለሮችም ይታያሉ። እንዲሁም ደግሞ ከወዴያ ከጀርባቸው ደግሞ አንድ ጠረጴዛቸውን ወደዚያ አዙረው ሁለት ሕፃናት ተቀምጠው እና አንድ ሰትዩድሞ ፊታቸውን ወደዚያ ዙረው የተቀመጡ ይታያሉ። ከእነሱ ጀርባ ደግሞ መጋረጃዎች እና ፎጣዎች ተጋርደው ይታያል።

በጣም ትልቅ ቤተ መንግስትን በፊት ለፊቱ ተመልክቷል። እንዲሁም ከዚህ ቤተ መንግስት ከስር ከበረንዳው ላይ ቢጫ ከለር የለበሱ ሁለት ጥበቃዎችን እና እንዲሁም ደግሞ አንድ ሴትዮ ቁመው ይታያሉ። እንዲሁም ክወድያ ደግሞ የሆኑ ሰዎች ወደዚህ እየመጡ በምስሎ ላይ ተመልክቷል እንዲሁም ከጎን በኩል ደግሞ የኢትዮጵያ ባንዴራር በመሰሉ ላይ ተመልክቷል እንዲሁም ዛፎችን በጎን በኩል ይታያሉ።

ከፊት ለፊቱ ሁለት ነጠላ የለበሱ ኮፍያ የለበሱ ጫማ የለበሱ ሰዎች ከበቅሏቸው ላይ ቁጭ ብለው በመንገድ ላይ ሲሄዱ እያወሩ እየተጓዙ እንደሆነ በምስሉ ላይ ተመልክዷል

በጣም የሚገርሙ እና ደስ የሚሉ ጸጉራቸው ወንዶችን ሴቶችን ጸጉራቸውን ያሳደጉ ሰዎች አንድ ወደሚገርብም እና ፈሻ አካባቢ ሄደው እየተናፈሱ ከፊትና ከኋላ ከፊትእና ከኋላ የሆኑ ተደራርበው ቆመው እና ተቀምጠው ተንበክከው ይታያሉ፡፡

ዋው በጣም የሚግርም ለሰርግ ለተለያዩ ለሽምግል እና እንዲሁም ለሌሎች ፍቅረኛቸውን ሰርፕራይዝ ለማድረግ የሚጠቀቡበት ወጣቶች ብዙ ዓይነት ፕሮግራም ማዘጋጃ የሚሆን የሚያመር የዲኮሬሽን እቃ ይታያል ከዚህ ዲኮሬሽን እቃ ውስጥ ላይም ጠረጴዛዎች አራት ጠረጴዛዎች እና አበባዎች ተደርድረው ይታያሉ።